በተለያዩ ቦታዎች ሰዎች እንዳቅማቸው የተለያዩ ምግቦችን የሚመገቡበት ወይም ሽሮ ቤቶች አሉ ማለት ነው እነሱም ተመጣጣኝ የሆነ ዋጋን ይዘው ማበረሰቡ በቀላል ዋጋ ምግብ እንዲበላ የሚጠቀመበት ቦታ ነው ማለት ነው።

ወረቀት የተለያዩ ነገሮችን መረጃ ለመያዝ የምንጠቀምበት የፅህፈት መሳሪያ ነው ማለት ነው። ይህም የተለያዩ ለምሳ ተማሪዎች መምህር በሚያስተምርበት ጊዜ የተለያዩ ኖቶች ሲሰጠን እኘዚያን ኖቶችን የምንይዝበት እጅ በጣም አስፈላጊ እና ጠቃሚ የሆነ ነው።

በተፈጥሮ የተለያየ የተፈጥሮ ፀጉር አለን ለስላሳ ከርዳዳ ረጅም አጭር እኛ ባለው መንገድ ሳይሆን የተለያየ የተፈጥሮ የፀጉር አይነት አለን እሱንም መንከባከብ ያስፈልጋል።

ዋንዛ ሀገር በቀል ከሆኑ የሚመደብ ትልቅ ዛፍ ነው ይህም ዛፍ የተለያዩ ፍሬዎችን ያፈራል እነዛን ፍሬዎች በአብዛኛው ህጻናቶች የመግባቸዋል ጣፋጭ ናቸው ማለት ነው በአብዛኛው ትልቁ ስራው ደግሞ ለመስራት ጠቀመበት ሲሆን የተለያዩ ምርቶችን የምናመጡበት ጠቃሚ የሆነ እጽዋት ነው

ወንዶች በዚህ ሰዓት ወይም ደግሞ በአሁኑ ሰዓት የሚጠቀሟቸው የአለባበስ ወይም ደግሞ ፋሽን ብለ የሚጠቀሟቸው አለባበስ እስታይሎች አሉ እነዛም እስታይሎች ሰፋ ሰፋ ያለሶሪ እና ሰፋይ ያለትሻርትን በመልበስ ፋሽን ነው ብለ የሚቆጥሩ ናቸው

የዩኒቨርሲቲ ተማሪዎች ትምህርታቸውን አጠናቀው በሚመረቁበት ሰዓት እየተለያዩት ውስታዎችን ለማጥረፍ የተለያዩ ጥቅሶችን እና ፎቶዋቻቸውን በመለጠፍ የተለያዩ መጽሔቶችን ሊያዘጋዙ ይችላሉ ማለት ነው። እነዛም መጽሔቶች ለማሳተም የተለያዩ ብሮችን በማውጣት የተለያዩ ተማሪዎች ሊወስሉታል ማለት ነው።

ቡፌ በቤታችን ውስጥ የተለያዩ እቃዎችን እድርድረ ለማስቀመጥ የሚንጠቀምበት እጅግ የሚያምር የቤት እቃ ነው። ይህም ደግሞ ከጣውላ እና ከመሽታውት የሚሠራ ሲሆን ከታች የተለያዩቃዎችን የሚናስቀምጥበት ጣውላ ያለው ከላይ ደግሞ የተለያዩ ብርጭቋዎችን እና ጌጣጌጦችን የሚናስቀምጥበት ነው።

የፍቅር ሙዚቃዎች የተለያዩ የፍቅር ግጥሞችን በመደርደር ለአፍጋሪወይም ለዘመድ በተለያዩ ጓደኛሞች ለሚኖዳቸው ለምናከብራቸው ሰዎች የሚዘፈን የሙዚቃ ዓይነት ነው ማለት ነው በተለያየ ቃና የሚቀርብ ነው፡፡

አንዳንድ አካባቢዎች በተለያዩ ዛፎች የተሞሉ እና በጣም ነፋሻማ የሆነ አየር ያለባቸው ለመኖሪያ ምቹ የሆኑ ቦታዎች አሉ ማለት ነው፡፡ የተለያየ ዝርያ ያላቸውን እጽዋቶች በአንድ ላይ አጠራቅቅሞ በመያዝ ለተለያዩ አገርግሎቶች ማህበረ ሰቡ የሚጠቀምባቸው ናቸው፡፡

አረግሬሳ የለጉንፋን በሚይዘን ጊዜ የሚንጠቀመው ራሱንችሎዎ መቆም የማይችል ነገር ግን ከእጽዋቶች ተጠምጥሞ የሚያድግህ የእጽዋት ዓይነት ነው ማለት ነው እሱም በሚመታን ጊዜ ወይም ደግሞ ለጉንፋን ፈውስ የሚሆን የቅጠል ወይም ደግሞ የእጽዋት ዓይነት ነው የሃረግ ለ